ይህ ጀንበር ስትጠልቅ የሚያሳይ ምስል ነው። እና ያው የጀንበር ማቆልቆል ተከትሎ የሚታየው ይህ ምስል አስራ አንድ ሰአት ወይም አስራ ሁለት ሰአት በኋላ የሚታይ ውብ የሆነ።

ይህ የኮሪድር ልማት ወይም በባህር ዳር እየተካሄደ ያለው ኮሪደር ልማት ከተማን የማስዋብ ልማቶች ዉስጥ አንዱ የእግረኛ መንገድ የማስፋት ሂደት ነው። ወይም መሠረተ-ልማት ነው።

ባኞ ቤት ሲሆን ያው ለመጸዳጃነት እንግድህ የሽንት ቤት እቃዎች እና መስታወቶች ይታያሉ። ከዚህ ምስል እንደምትመለከቱት እና የባኞ ቤት እቃዎች ይገኛሉ።

ይህ የናይክ ምርት የሆነው ጫማ በጣም ማራኪ የሆነ ጫማ ነው ፤ እና ጥቁር ከለር አለው ፤ ደስ ይላል ያምራል።

ይህ በሁለት ሰዎች መካከል የሚደረግ የቃልኪዳን ወይም የሰርግ ስነ ስርዓት ፕሮግራም ነው። እንደምታዩት ህብረተሰቡ ተጠርቶ ይደገሳል፣ ይበላል፣ ይጠጣል።

ይህ ዳውንታዉን ካፌ በጣም ቆንጆ እና ዝነኛው ማራኪ የሆነ ካፌ አንድ አባት ቁጭ ብለው ሲዝናኑ የሚያሳይ ፤ ደስ የሚል ካፌ ነው።

ይህ የቲማቲም አይነት ሲሆን ለምግብነት የሚውል የጓሮ አትክልት አይነት ነው በጣም አበቃቀሉ ቶሎ የሚበቀል እና ለጤናችን ጠቃሚ የሆነ ቲማቲም ነው። እና የቲማቲም ድልህ ለማዘጋጀት ይጠቅማል።

ይህ አስፓልት ዳር ያለ ወይም ደግሞ በአሁን በኮሪደር ልማቶችም ብንሄድ እየፈረሰ ያለ የመሰረተ ልማት ነው። አስፓልት ዳር ያለ በባህር ዳር አካባቢ ያለች ቦታ ነች።

ይህ ሲኒ ለቡና መጠጫነት አንዳንዴ የቅንጦት እቃዎች አይነት የሆኑ እቃዎች ናቸው። እና ለቡና መጠጫነት እና ለተለያዩ ለሆቴል አገልግሎቶች የሚውል በጣም ውብ የሆነ ሲኒ ነው። በጣም ያምራሉ ሲኒዎቹ።

ይህ በሰርግ እና በተለያዩ በአላት ላይ የሚከዎነው ጭፈራ ነው። በአላቱን ለማድመቅ የሚደረግ ነው።

ይህ ቲማቲም ይባላል። ያዉ የጓሮ አትክልቶች ዉስጥ አንዱ ነዉ። እና ከጓሮ አትክልት ተነስቶ ወደ ትልቅ ማሳ ማደግ የሚችል ነዉ። ለመብቀልም የማያዳግት አትክልት ነዉ።

ይህ ሪች ኮርን የተባለው የህፃናት የማማስ ምግብ ነው። እና ከማሽላ የሚዘጋጅ አይነት በጣም ጣፋጭ የሆነ እና ለህፃናት የሚመከር አይነት ምግብ ነው።

ይህ በግብርና ስራ ላይ የተሰማራ አንድ የገበሬ ምስል ነው። የአርሶ አድር ምስል ነው እና የማዳበሪያ ወይንም ማዳበሪያ በመስራት ላይ ያለ የገበሬ ምስል ነው።

ይህ አንድ እናት በምድጃ ማመምረት ስራ ላይ ተሰማርታለች። የተለያዩ የምጣድ መጋገሪያ እቃዎችን ስታዘጋጅ የሚያሳይ ምስል ነው።

ይህ እጽዋት አተር ይባላል። እና ሽሮን ለመስራት እና ለተለያዩ አገልግሎቶች ይውላል ። በኢትዮጵያ አብዛኞቻችን እንደምናቀው ሽሮ የሚዘጋጀው ከዚች ከአትር ነው።

ይህች እናት ወልዳ ዶክተሮች ሕይወቷን ሲታደጉት የሚያሳይ ምስል ነው:: እናም ሕፃኑን በጎን ይዛ እያጠባች ያለች የአንድ እናት ምስል ነው::

ይህ ኢትዮጵያውያን አባቶቻችን የደበዘዘ ፎቶ ወይም በዘመቻ ጊዜ የተነሱት ፎቶ ሲሆን፤ ድሮ አባቶቻችን እንደዚህ አይነት የህይወት ዘይቤ እንደነበራቸው የሚያሳይ ነው።

ይህ ራሳቸውን በልብስ ስራ ላይ አሰማርተው የሚገኙ የማህበረሰብ ክፍሎች ምስል ሲሆን፤ ሲሰሩ የሚያሳይ እና የተቀደዱ ልብሶችን እንዲሁም የተለያዩ ጨርቆችን ከተለያዩ ልብሶች የሚያመርቱ ማህበረሰቦች ናቸው።

ይህ ምስል ለሰርግ የሚደረግ የማስጌጫ ወይም ሰርግን ለማክበር በኪራይ የሚውል አዳራሽ ወይም ቦታ ነው።

ይህ ፈረስ በግጦሽ ላይ ተሰማርቶ በሜዳው ላይ እየተመገበ ያለ ተፈጥሮው በጣም ውብና ማራኪ የሆነ አንድ ፈረስ እየጋጠ ያለ አንድ ፈረስ ይታያችኋል። እንደምታዩት ኢትዮጵያ በጣም መልከብዙ የሆነች ምድር ነች።

ይህ አይሲቲ መማሪያ ክፍል ወይም ደግሞ ኮምፑተር መማሪያ ክፍል ነው። እና ለተማሪዎች በቴክህኖሎጅ ያደጉ ልጆች እንዲሆኑ ይህ ላቦራቶሪ ያስፈልጋቸዋል።

ይህ ከአልኮል ነፃ የሆነው የሶፊ ማልት መጠጥ ነው። እና አልኮል የለበትም። ከስካር አያጋልጥም። እና ከአልኮል የራቁ ሰዎች የማመከር የመጠጥ አይነት ነው።

ይህ ጌጣጌጥ ወይም ደግሞ ይህ የእጅ ሰዓት በወንዶች የሚለበስ አይነት የእጅ ሰዓት ሲሆን ያዉ ሰዓትን ለመመልከት የሚጠቅም ሲሆን ያዉ ለወንድ ልጅም መገለጫዉ ጭምር ነዉ።

ይህ የንግድ ሚኒስቴር ቢሮ ሲሆን በኢትዮጵያ በበፊቱ ጃኖ ለብሰው እሚጓዙ ሰዎች ይታዩአችኋል። እና ያው የኢትዮጵያ የድሮ የንግድ ሚኒስቴር ቢሮ ነው።

ይህ በአበባ የደመቀ እና ያሸበረቀው በሰው እጅ ሚሰራ እፅዋት ወይም ቤት ውስጥ ሚተከል የእፅዋት ምስል ነው ። ያው በጣም ያምራል ።

ይህ ወርልድ ፊፋ የሚዘጋጅበት ሞልተን ኳስ ትባላለች። በጣም ጠንካራ ነች። ገበያ ላይ ኳሶችም በጣም ወዷና በጣም ደስ የምትል ኳስ ነች። ይች ሞልተን ኳስ።

ይህ አሸንድዬ የተሰኘው በትግራይ እና በሰሜናዊ የአማራ ክፍል በወሎ አካባቢ የሚከበረው የልጃ ገረዶች ለሰባት ቀን የሚያከብሩት የልጃገረዶች በዓል ነው። በጣም ባህልችንን የሚገለጽ ውብ እና ሳቢም በዓል ነው።

ይህ አንድ ልጃገረድ ወይም ደግሞ ውል ሲይዙ የሚያደርጉት የቀለበት አይነት ሲሆን፤ ከዳይመንድ የተሰራ ሊሆን ይችላል። ውል ሲይዙ ወይም ደግሞ ተይዣለው የሚለውን ለመግለጽ ሊሆን ይችላል።

ይህ በበረሃማ አከባቢዎች የሚበቅለዉ፣ አብዘሃኛውን ጊዜ በትግራይ እና በተለያዩ የአማራ ክልል አከባቢዎች የሚበቅለው በረሃማ፣ ደረቅ ወደሆኑ አከባቢዎች የሚበቅለዉ የቁልቁዋል አይነት ነው ፤ እና የተለያዩ ጥቅሞች አሉት ፣ ለመድሃኒትነት ያገለግላል።

ይቺ ፍቅርን ገላጭ ናት ተብላ የምትታወቀው የድመት ምስል ናት ።ይቺ ድመት በቃ ማለት ሰዎችን በመንከባከብ ወይም ደግም ፍቅርን በመግለፅ በጣም ተወዳጅ የቤት እንስሳ ናት። ከውሻ ቀጥሎ

ይህ ሱዙኪ መኪና የሆነችዉ የቤት መኪና ነች እና አራት ሰዎች ትይዛለች ፤ ለመንቀሳቀሻ እና ከቦታ ቦታ ለመዘዋወሪያ እና አንዳንዴም ለንግድ ስራ ትሆናለች ፤ ትመረጣለች ለነጋዴዎች።

ይህ ኤል ቅርጽ ቤት በጣም በውብ መልኩ የተሰራ ቤት ሲሆን እንደምታዩት በጣም ማራኪ አና የቀለም ቅቡ አና ሙሉ አጨራረሱ በጣም የሚያምር ቤት ነው።

ይህ ብስኩት አይነት ጣፋጭ የሆነ የብስኩት አይነት ባርቲና የሚባል የብስኩት አይነት ነዉ። እና በጣም ጣፋጭ የህፃናት የሚበሉት የቸኮሌት አይነት ነዉ።

ይህ ካልቻ ከጎመን እና እንጀራ የተዘጋጀ ምግብ ነዉ። እና ያዉ የተለመደ አይነት ምግብ ነዉ።

ይች አትሌት መሠረት ደፋር ትባላለች። ኢትዮጵያን ወክላ በማራቶን ስታሸንፍ ያለ የደስታ መግለጫ ነው። ይች አትሌት ኢትዮጵያን ያስፈነደቀች እንቁ አትሌት ነች።

ይህ ዘፋኝ አስቻለ ፈጠነ የሚባል ዘፋኝ እናትዋ ጎንደር በሚለው ዘፈኑ እውቅናን ያገኘ ዘፋኝ ሲሆን በሶሻል ሚዲያ እይታው ከ አንድ ነጥብ ሁለት ሚሊዮን በላይ እይታን ማግኘት የቻለ የኢትዮጵያ እንቁ ዘፋኝ ነው።

ጎንደርን በጥምቀት የተሰኘ ጎንደርን ያው ጥምቀት በጣም እንደሚደምቅ ይታወቃል ይህን አሚኮ ሽፋን ሰጥቶት የሚያሳይ ምስል ነው::

ይህ የክልል መስተዳድር የሆነው የአማራ ክልል ጉዳት ለደረሰባቸው ወገኖች ሲደረግ የነበረ ድጋፍ ነው። እና የጥሪ ዘመቻ ነበር አብዛኛው ሰው እንዲሳተፍ። ጉዳት ለተጎዱ ወገኖች እና የምግብ ዋስትና እያቀረበ ነው ለማህበረሰቡ።

ይህ በወሎ ማህበረሰብ የሚለበሰው ሽርጥ ወይም ደግሞ ከጋቢ የሚሰራው ወገባቸው ላይ የሚለብሱት ልብስ ነው በወሎ ራያ እና ጫማው ደግሞ ከቆዳ የሚሰራ ጫማ ነው::

ይህ አትክልትን ለማብቀያነት የሚዉለው የማዳበሪያ ምርት ክምችት ነው ፤ ይህ ማዳበሪያ በኢትዮጵያ የተለያየ ጥቅም እንዳለው ይታወቃል እና የተለያዩ አዝእርትን ለማብቀል ይዉላል።

ይህ ኪዳማስ ትባላለች አምስት ሰው ምትይዝ ተሽከርካሪ ነች ብዙ ጊዜ ከተማ ውስጥ ለመንቀሳቀሻነት እምስት ሰው ብቻ ነው ምትይዘው ከተማ ውስጥ ለመንቀሳቀሻነት ታገለግላለች እና ለታክሲ አገልግሎት ከባጃጅ ቀጥሎ ሰፋ ያለች ።

ይህ የዶሮ እርባታ ስራ ላይ ተሰማርቶ የሚገኘው የዶሮ እርባታ ነው። እና ይህ የዶሮ እርባታ ትልቅ ትርፍ እንዳለው ይታወቃል። እና እነዚህን የፈረንጅ ዶሮዎች በማርባት ህይወታቸውን ያስተዳድራሉ።

ይች ግመል በአፋሮች በጣም የተለመደ አይነት ወይም በበረሀ አካባቢ የሚኖሩ ሰዎች በጣም የተለመደና ለመጓጓዣነት የሚያገለግል ከ1.5 ሜትር በላይ የሚረዝም እንስሳ ነዉ።

ይህ የህጻናት ጫማ ወይም ደግሞ የቻይና ባህል አይነት ጫማ ሲሆን፤ ብዙ ጊዜ በሰፊ ቀሚስ የሚለበስ የጫማ አይነት ነው።

ይህች ዘፋኝ በኢትዮጵያ በጣም እውቅ እና በሴቶች በኩል በጣም ጥልቅ ዘፋኝ ነች:: አርቲስት አስቴር አወቀ ትባላለች በወጣትነቷ የተነሳችው የፎቶ ምስል ነው::

ይህ በኢትዮጵያ ብቸኛዉና በኢትዮጵያ የአዲስ አመት መግለጫ የሆነው የአደይ አበባ ነው። በመስከረም ወር አበቦች ይፈካሉ። ምድርም በዚህኛም አበባ ትጥለቀለቃለች በኢትዮጵያ ምድር።

ይህ አተሞችን እስትራክቸር የሚያሳይ ምስል ነው። የኤሌክትሮን ፣ ፕሮቶንና ኒውትሮን አተሞች ይታያሉ።

ይህ በትግሬዎች በጣም የተለመደው አይነት ገንፎ ነው፤ እና የሚበላው በአንድ እንጨት በመጠቆም ክብ ክብ ተደርጋ ትቀመጥና የቤተሰብ አባላት በአንድ ላይ ሆነው ሲመገቡ የሚያሳይ ነው።

ይህ የገቢዎች ሚኒስቴር ቢሮ አርማ ሲሆን የተለያዩ ከውጭ ሚገቡ ቀረጦችን ወይንም እቃዎች ላይ ቀረጦችኝ ወይንም ነገሮችን በመጣል እና የተለያዩ የግብር አስከፋይ ተቋማትን ሚቆጣጠር ድርጅት ነው ።

ይህ በአንድ ልጃገረድ እና ሁለት ልጃገረዶች በአትክልት ግብይት ላይ ያሉ ሲሆኑ ፤ በዚህ ግብይት ላይ ሙዝ፣ ባናና፣ አፕል፣ እና የተለያዩ የአትክልት እና ፍራፍሬ አይነቶች ይታያሉ።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰብስበው ጸሎት መርሀግብር እያካሄዱ ዝማሬ እየዘመሩ የሚያሳይ ምስል ነው። ወይም ከትምህርት መርሐ ግብር በኋላ የሚደረግ ጸሎት ነው።

ይቺ አንድ ልጅ አገረ ዘር በመዝራት ላይ ያለች ልጅ አገረድ ምስል ነው ።እና ያው ፀሮችን መሬት ላይ በመበተን ነው እምትዘራው።

ይህ የባህል ምሽት በተለያዩ ቦታዎች የኢትዮጵያን ባህል ለማስተዋወቅ የኢትዮያን ባህል ሳይለቅ እና ወጉን ሳይለቅ የሚካሄድ የባህል ምሽት ሙዚቃ ቤት ነው። እና የተለያዩ 88 ባህሎች ይካሄዱበታል። ወይም ደግሞ ተርኢታዎችን የሚያሳዩበት የባህል ምሽት ነው።

ይህ የአገዉ ፈረሰኞች ማህበር ጥር 23 የሚከበረዉ የአገዉ ፈረሰኞች ማህበር ነዉ። እና ይህ በዓል በጣም ታዋቂ ነዉ። በአማራ ክልል በአዊ ዞን የሚከበር በዓል ነዉ።

ይህ የቤቶች ልማት የመኖሪያ ቤት የሚያገለግል በወረዳዉ ተመርቶ ለቤቶች መኖሪያነት ይሰጣቸዋል። እና ድጋፍ ለሚያስፈልጋቸዉ በዚህ መልኩ ተሰርቶ ድጋፍ ይደረጋል።

ይህ ህፃናት ኬጅ 3 ካለፉ መሁዋላ ሲመረቁ እሚያሳይ ምስል ነው ።

ይህ ጤፍ በመከመር ላይ የሚገኙ ማህበረሰቦች ምስል ንው። በልማት ወተው በመከመር ላይ ይገኛሉ።

ይህ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስትሆን፤ ክብ ስትሆን እየሱስ ክርስቶስ በተሰቀለበት በአራቱ ሃዋሪያት ምሳሌ የተሰራች ቤተክርስቲያን ነች።

ቁምሳጥን ይባላል ።እና የተለያዩ ለልብስ ማስቀመጫነት እና አንዳንዴ ለቤተሰብ ሲሆን የልጆችን ፣የእናቶችን ወይም ደግሞ የባለቤትየውን በቃ ማለት የቤተሰቡን አባል ልብስ ለመያዝ እና የተለያዩ እቃዎችን ለማስቀመጥ የሚውል ቁም ሳጥን ነው።

ይህ የኢትዮጵያ መንግስት መስመር በመስመር መዝራት ካለመደ በኋላ የኢትዮጵያ ግብርና ጥሩ ምርት እያገኙበት ይገኛል።

ይህ ከቆስጣ ከፓስታና ከተለያዩ በቲማቲሞች የተዘጋጄ የምግብ አይነት ነው። ለጤንነት እንደዚህ አይነት ምግቦች ይመከራሉ።

ይህ የላስታ ላሊበላ ባህል ነው ። እና ባህላችን ለማልማት ለአንድነታችን ተብሎ የተዘጋጀ ስራት ወይም ደግሞ አዳራሽ ላይ የተዘጋጀ ክብረ በዓል ነበር ።

ይህ ከበሮ በትግራዮች በኩል የሚዘወተረው በልጃ ገረዶች ወይም ደግሞ ለአሸንዳ የሚያዘው አይነት ከበሮ ነው ።እና ጢቅ ጢቅ ምትል ቀጭን የሆነች ድምፅ አለቻት እና ልጃ ገረዶች ባህላቸውን ሲያከብሩ በብዛት ይጠቀሟታል። እችን ከበሮ።

ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርአተ መንበር ታቦቱ ወጥቶ ሲከበር ያለ ዝግጅት ሂደት ነው። እና ታቦቱ ወጥቶ እስኪገባ ድረስ እንድህ አይነት ስርአት ይካሄዳል።

ይህ የአንድ የገበሬ ሕይወት የግብርና ሕይወት ሲሆን ፍየል በማርባት የሚተዳደር የግብርና ሰው በቁምጣ ቁጭ ብሎ የኢትዮጵያ ግብርና የገበሬዎች አኗኗር ነው

ይህ የሰርከስ ወይም ደግሞ በአዲስ አበባ ይታይ የነበረዉ የሰርከስ ትርኢት ነዉ። እና ሴት ልጃገረዶች በመቀለጣጠፍ ይታይ የነበረ ትርኢት ነዉ።

ይህ የአንበሳ ኢንተርናሽናል ባንክ አርማ ነው። አንበሳ እንደ ስሙ አንበሳ የሆነ ባንክ ነው ። መፎክራቸው ነው እና ይህ አንበሳ ባንክ በጣም የጥንት ባንክ እና ቀዳማዊ ባንክ ነው ።

እኚህ የክለብ ወይም ደሞ አንድን ክለብ ወክለው የሚጫወቱ የእግር ኩዋስ ክለቦች ናቸው ፤ እና አንድ ላይ ሰብሰብ ብለው ወይም በክለብ የሚጫወቱ የክለቦች ስብስብ ነው።

ይህ ባስ ሀገር አቋራጭ ባስ የሆነው ሻሎም ባስ ነው። ተጠባባቂወችን በተራ በመያዝ ታዋቂ ባስ ነው። እና ወደ ክልል ከተሞች አንዳንዴ ጉዞ ሲሄዱ ፈጣን ባስ ነው።

ይህ በጣም ሳቢና ማራኪ የሆነ በጂብሰም የተሰራ የቤት ዲኮር ነው። እና የስነ ህንፃ ግንባታ ውበትን ያሳያል።

ይህ በምስሉ ላይ የምትመለከቱት በአድሱ የኮሪደር ልማት እየተሰራ እየተገነባ የሚገኘው በባህርዳር እና በአካባቢው የሚገኘው የኮሪደር ልማት ግንባታ ነው። እና አሁን ላይ ወደ መጠናቀቅ እየተቃረበ ነው።

ይህ በመጋዘን የተከዘነ የሲሚንቶ ምርት ነው። ይህ የሲሚንቶ ምርት መቶ ኪግ አንዱ ይመዝናል። እናም ለተለያዩ ለህንፃና ለግንባታ ወይም ለግብይት ስራ የሚውል የሲሚንቶ አይነት ነው።

ይህ ዶሮ ወጥ ይባላል ከዶሮ የሚዘጋጅ አንቁላልም አለው ። በጣም ተወዳጁ የኢትዮጵያን የባህል ምግብ ነው። በጣም ጣፋጭም ነው።

ይህ አንድ መስመር ዳር የተቀመጡ ሁለት እህቶችና ሁለት አባቶች ሲያወሩ የሚያሳይ ምስል ነው። መናፈሻ ቦታ ነው። ይህ ቦታ ደስ ይላል። ሲዝናኑ የሚያሳይ የእናቶች ሲዝናኑ ወይም የሆነ ፓርኪንግ ጋ ቁጭ ብለው ነው የሚያሳይ።

ይህ በመብቀል ላይ የሚገኝ የሳር አይነት ወይም የጤፍ ወይም የገብስ አይነት ሲበቅል እንደዚህ አይነት አስተዳደግ አላቸዉ።

ይህ ባህላዊ ህክምና እጃቸው ለወለቀባቸው ወይም ደግሞ ወለምታ እጃቸው ላይ ወለምታ ላጋጠመባቸው ሰዎች የሚሰጥ አይነት የባህል ህክምና ነው እና ተሰብሮ አጥንቱ የወለቀ አጥንት እንዲገጥም ይደረጋል።

ይህ ሰፌድ የሚዘጋጀው ልጃገረዶች አብዛኛውን ጊዜ ልጃገረዶች ሊያገቡ ሲሉ የሚያዘጋጁት የሰፌድ ወይም የቁና እና የሚዘጋጀው ከክርና ከመስፊያ ተደርጎ የሚዘጋጅ የሴቶች ማጌጫ እና አንዳንዴ የምግብ ማቅረብያ ነው።

ይህ ሻይ ለጉንፋን እና ለተለያዩ ሞቅ በማድረግ ከዝንጅብል እና ከጦስኝ የተሰራ ሻይ ነው። ለጉንፋን እና ለተለያዩ መድሃኒቶች ይውላል።

ይህ የጎንደር አለባበስ የሆነ የጃኖ በነጭ እና በጃኖ ወይም ወደ ጎን ወይም ከግራው ወደ ቀኝ የሚለብስ ቀይ የሆነ የፋሲል አለባበስን የሚገልጥ የጎንደሮች አለባበስ ነው።

ይህ ሶፋ ላይ የተሰራ እና ከላዩ ላይ ደግሞ የተለያዩ ጌጣ ጌጦች ያሉበት በጣም የሚያምር የተዋበ የኢትዮጵያን ባህል የሚገልፅ ሶፋ ነው። እና ደሞ ከሶፋው በላይ ያሉት ጌጣጌጦች የኢትዮጵያን ባህል በሰፊው ይወክላሉ።

ይህ መርካቶ የተነሳ ፎቶ ነው። መርካቶ እንደሚታወቀው በኢትዮጵያ ትልቁ ብሎም በአፍሪካ ትልቁ የገበያ ማዕከል ነው። እናም ይህ ምርት ካንዱ ወቶ ወደሌላ ሲዘዋወር የሚያሳይ ምስል ነው። እቃዎች ሲዘዋወሩ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው የሃገራችን ወጣቶች ትውልድ ይዳን በማልት ለትውልድ ብለው ሰልፍ ወተው የሚያሳይ ምስል ነው።

ይህ ጀግናው የኢትዮጵያ አየር ሀይል የኮማንዶ ሰልጣኞች ናቸው። እና ሀገርን በመጠበቅ ፓትሮል እያደረጉ ነው። ሙሉ በሙሉ ፍተሻ እያደረጉ ነው። ከተማውን ለማጥራት ከታጣቂ ሀይሎች ለመጠበቅ

ይህ ሌዊ የጥርስ ህክምና አገልግሎት ነው እና የተለያዩ አገልግሎቶች ይሰጣል ጥርስ ማጽዳትን፣ የጥርስ ብሬስን፣ የአፍ ጠረንን መከላከል እና የተለያዩ አይነት ጥቅሞች ይሰጣል። ለአዲስ አመት ደሞ ሰላሳ ፐርሰንት ቅናሻ አቅርቧል።

ይህ በበገና ያሸበረቀ እና አንዳንድ ጊዜ ታቦታት ሲወጡ የሚደረግ የታቦታት እጀባ ነው። እና በበገና መዘምራኑ ወጥተው ያከብሩታል። በኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ስርዓት ይከናወናል።

የቅዱስ ላሊበላ ውቅር አብያተ-ክርስቲያን አንዱ የሆነው ቤተ-ጊወርጊስ ተብሎ የሚጠራው ቤተ-ክርስቲያን ነው። እና በመስቀል ቅርጽ የተቀረጸ ፣ የተፈለፈል ድንቅ የሆነ በቅዱስ ላሊበላ የተቀረጸ ውቅር አብያተ-ክርስቲያን ነው።

ይህ የፍራፍሬ አይነት ክምችት ነው። ድንች አፕል ቲማቲም አንድ ላይ ሁነው ለማዕድ የቀረበ ቡድን ነው። በጣም ደስ የሚል አይነት የአመጋገብ

ይህ በአፍሪካ ብሎም በአለም ላይ እጅግ ታዋቂ የሆነው ቦይንግ 33 የኢትዮጵያ አውሮፕላን ሲሆን ከኢትዮጵያ ተነስቶ ወደተለያዪ ቦታቸው ይበራል።

ይች ጣና ውስጥ በጣም ታዋቂ የሆነችው ደንገል ተብላ የምትጠራው መርከብ ስትሆን ለመጓጓዣነት የምትውል ከቄጠማ የምትሰራ መርከብ ነች። ስሟ ደንገል ይባላል።

ይህ አንድ ሴት በንግድ ስራ ላይ ተሰማርታ የሚያሳይ የመድኃኒት ማከማቻ ወይም ደግሞ የመድሃኒት መሸጫ ቦታ ነው ።እና ያው ከመድሃኒት ንግድ ብዙ ትርፍ ይገኝበታል ተብሎ ይታሰባል።

ይህ አበባ የሱፍ አበባ ተብሎ ይታወቃል። የተለያዩ ጥቅሞች አሉት ለዘይት እና ለተለያዩ ነገሮች ይጠቅማል። ለምሳሌ ለቆሎነት ይጠቅማል እና በጣም የሚታወቀው ጸሐይን ተከትሎ ይዞራል ይህ አበባ።

ይህ ሲኒማ በባህል ምሽት ቤቶች የሚታይ የሲኒማ አይነት ነው። የአጼ ቴወድሮስን ገጸ ባህሪ ወክሎ ንጉሰ-ነገስቱን ባህር ንኩሶች ባህሪ አጼ ቴወድሮስን ወክሎ እየተወነ ያለ አርቲስት ስራ ነው።

ይህ ከሎሚ የተዘጋጀ መጠጥ ወይም ከዝንጅብልና ከማር የተዘጋጀ መጠጥ ነዉ። ሻይ ለጉንፋንና ለተለያዩ ጥቅሞች ይውላል። ብዙ ጊዜ ሎሚ የሚጨመርበታል የተለያዩ ጥቅሞች አሉት።

ይህ ስራ የተለያዩ በቆሎ፥ ለሩዝ፥ ምስር፥ እንደክክ አይነት ነገሮችን በመቸርቸር ላይ ያለች የአንዲት እናት ስራ ነው። ያው በኢትዮጵያ የአብዛኞቹ ነጋዴዎች የሸቀጣሸቀጥ ስራ ነው።

ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ለማክበር ወይም ደግሞ የተሰቀለበትን መስቀል ለማስታወስ ወይም ደግሞ የተቸነከረበትን ለማስታወስ ይነሳል። ከቀይ የተሰራ ጥበብ ነው ።እና..

ይህ በኢትዮጽያን ዘንድ በጣም የተለመደው በድንች የሚዘጋጀው የድንች ወጥ ነው። ይህ የድንች ወጥ በእንጀራ ተደርጎ ነው የሚበላው እንደምታዩት እና የኢትዮጽያውያን የእለት ከእለት የአመጋገብ ስነስርዓት ውስጥ የሚካተት ምግብ ነው

ይህ ምስል አዲስ አበባ መስቀል አደባባይ ያለ ቦታ ነው። እና በጣም ታዋቂ ቦታ ከኢትዮጵያ መሃል የሚገኝ ቦታ ነው። እና

ይህ አርማ ወይም ደግሞ ይህ መለዮ የፌደራል የጥቃቅንና አነስተኛ ኢንተርፕራይዞች ልማት ኤጀንሲ አርማ ነው። የተለያዩ ስራዎች ይሰራል። እና አንዳንዴም ገንዘብ ለስራ ፈጣሪዎች ምናምን በመስጠት ስራ ይሰራል።

ይህ የኢትዮጵያዉያን ሴት እናቶቻችን የመምህራን እርስ በርሳቸው በመተባበር በላይብርሪ ዉስጥ ሁነው እርስ በርሳቸው በመተጋገዝ ላይ ያሉ ወይም ሲያጠኑ ምስል ወይም ደግሞ ነው።

ይህ አይሱዚ የተባለው መኪና ለጭነት አገልግሎት ይውላል። የተለያዩ ከክልል የረጅም ርቀት ተጓዥ ለሆነው የጭነት አገልግሎት የሚሰጥ የአይሱዙ መኪና ምርት የሆነው መኪና ነው።

ይህ አንድ ወጣት እራሱን የተለያዩ ጨርቆችን በመሸጥ ወይም ደግሞ የሴቶች እስካርብ በመሸጥ የሚተዳደር ወጣት ምስል ነው። ያው እያዞሩ ቤት ለቤት እያዞሩ ነው።

ይህ ኢትዮጵያዊያን እናቶች የሴቶች ገዳም ከአለም ራሳቸውን አግለው የሚኖሩበት የገዳም ስርዓት የእናቶች የፎቶ ምስል ነው። እና እኒህ እናቶች እራሳቸውን ከአለም አርቀው እየፀለዩ ነው የሚኖሩት እዚህ ቦታ የሚገኙ እናቶች

ይህ የወርቃወርቅ ወይም የወርቅ የተለበጡበት የቀለበት ነው። እንደሚታወቀው ወርቅ በጣም ውድ ንጥረ ነገር ነውና በወርቅ የተሰራ ቀለበት ነው።

ይህ ባስ አገር አቋራጭ ባስ የሆነው ከአድስ አበባ ተነስቶ ወደተለያዩ የክልል ከተሞች የሚያመራ ባስ ነው። እና በውስጡም ከ60 ሰው በላይ የሚይዝ ትልቅየ ባስ ነው።

ይህ በኢትዮጵያ አየር መንገድ ከ3 ወይም ከ4 ሰው በላይ የሚንቀሳቀስ ሰው ሲኖር ትንሽዬ ጀት ነችና የተለያዩ እቃዎችን አንዳንደ ትንንሽ እቃዎችን ለማጓጓዝ የምትውል ጀት ነች።

ይህ ከገብስ የሚዘጋጀው ኬኔቶ የተሰኘ የኢትዮጵያውያን መጠጥ ነው። ኧ አስካሪ አይደለም። አያስክርም አልኮል የለውም። ግን ያው ኬኔቶ ይባላል። እና በዓላት ለምንናምን ይዘጋጃል።

ይህ ሀውልት በባህርዳር የሚገኝ ሀውልት የአንበሳ ምልክት የተቀረጸበት ሀውልት ነው። ጣና ዳር የሚገኝ የአንበሳ ምልክት የተቀረጸ ነው።

ይህ የኮንዶሚኒየም ቤቶች ግንባታ ንድፍ ነው። ኮንዶሚኒየም ከመሰራቱ በፊት ያለ ንድፍ ነው። እና በጣም እንደምታዩት ዉብ እና ማራኪ ንድፍ ነው።

ከቃል እስከ ባህል በባህርዳር ከተማ አስተዳደር የብልጽግና ፓርቲ ቅ/ጽ/ቤት ቅድመ ሁለተኛ መደበኛ ጉባኤ ስብሰባ ውስጥ ያው የነበረ የብልጽግና ፓርቲ ስብሰባ ነው። ከቃል እስከ ባህል የተሰኘ ስብሰባ ነበር።

ይህ በሬ በራይ ይባላል። እና ገብስ ኦር የሆነ ነገር ከተሰበሰበ በኋላ በበሬ ይወቃል። እና ዘሩን ከብናኙ ለመለየት ነዉ።

ይህ የክልሉን ፀጥታ ለማስከበር ኧ እየተደረገ ያለዉ ስብሰባ ነው ።እና የተለያዩ የመከላከያ ሰራዊትና የክልል የዞንና ወረዳ አመራሮች ግብረ ግንኙነትና ማህረሰብ በተገኘበት እየተካሄደ ያለ ስብሰባ ነው።

ይህ የኦርቶዶክስ ተዋህዶ ቤተክርስቲያን በዓል ሲከበር የሚታይ ምስል ነው እና አብዛሀኛው የማህበረሰብ ክፍሎች ይወጣሉ ፤ የኦርቶዶክስ ተዋህዶ ማህበረሰቦች ይወጡና በዓሉን ያከብሩታል።

ጀበና ከነሲኒው የተሳለበት ምስል ነው ይህ ጀበና ቡና ለማፍላት ይውላል እንደሚታወቀው እና በኢትዮጵያውያን ዘንድ በእለት ተዕለት የሚጠጣውን ቡና ባህላች የሆነውን ቡና የምናፈላበት በዚህ በጀበና ነው እና የሚቀደው በሲኒ ነው።

ይህ የተለመደው የገጠራማ አካባቢ የኩትኳቶ ወይም አትክልቶችን እንዳይደርቁ አረሙን የማስወገድ ኩትኳቶ እና ውሃ ለማጠጣት እንድመች መስመር የማውጣት ስራ ነው።

የኢትዮጵያ ኑሮ የለት ከለት ዘይቤ የሆነው የእርጎን ወይም በቃ በሰሀን የሚቀርቡ የቤተሰብ አባላት ተሰብስበው ሲመገቡ የሚያሳይ አመጋገብ ስርዓት ነው። በኢትዮጵያ ህዝብም በጣም የተለመደና ዕለት እለት እንዲህ አይነት አመጋገብ አለን።

ይህ የኢትዮጵያ ኢፌድሪ አየር ኃይል ወይም ደግሞ ኮማንዶዎች ስልጠና ነዉ። ምሩቃንን በማስመረቅ ላይ ያለ። ኢትዮጵያ እንደሚታወቀዉ ጠንካራ የመከላከያ ሰራዊት እየገነባ ይገኛል። የዚህ ምርቃት ላይ የተገኙ ሰዎች ናቸዉ። ወይም ሰራዊት ናቸዉ።

ይህ የማሽላ ዘር በክረምት አካባቢ በአብዛኛው ቦታ በክረምት አካባቢ የሚበቅል ማሽላ ነው። እና ለቆሎነት ለእንጀራነት እና ለተለያዩ ጥቅሞች ይዉላል። ይህ ማሽላ።

ይህ ጢስ አባይ ፏፏቴ መነሻውን ሰከላ አርጎ የሚፈሰው በኢትዮጵያ እና ብሎም በአፍሪካ በጣም ረጅሙ ወንዝ የሆነው የጢስ አባይ ፏፏቴ ነው።

ይህ ቀይ ቀበሮ በሰሜን ብሄራዊ ፓርክ ነው ሚገኝ ።አይጥ በማደን የሚተዳደር ወይም የሚኖር የዱር እንስሳት ነው ። አብዛኛውን ጊዜ በኢትዮጵያ ብርቅዬ የሆነው ብቸኛው እንስሳችን ነው ።በሰሜን ብሄራዊ ፓርክ ይገኛል ።

ይህ በአሁኑ በጣም ተሻሽሎ የመጣው በፊት አካባቤ ዘኒት ተብሎ የሚታወቀው ነው። ለሴት እህቶቻችን የሚውለው ጸጉራችን ለማለስለስ ነው የሚዉለው ይሄ ዘኒት ምርት ነው። እና በጣም ተወዳጅ ምርት ነበር በወቅቱ።

ይህ የሞዴሊግ ስራ ላይ ተሰማርታ የምትገኘው ወጣት የኢትዮጵያን ባህል የሆነውን በጋቢና በፎጣ የተሰራውን አልባሳት እያስተዋወቀች ትገኛለች።

ይህ ልዩ የኢትዮጵያ መሳሪያ የሆነው ኢትዮጵያን የሚወክለው ቡና ከጀበና ወደ ሲኒ ሲቀዳ ያለ ምስል ነው ያው ተፈልቶ ወደ ሲኒ ሲቀዳ ያለ ምስል ነው።

ይህ የእለት እንጀራችን አታሳጣን የተሰኘው የኢትዮጵያን አብዛኛው ለምሳሌ መብል ነው። እንጀራውም ከእርጎ ፣ በእርጎ የተዘጋጀ ፣ በጨው የተዘጋጀ ነው። በትኩስ እንጀራ ተደርጎ የቀረበ የኢትዮጵያ የባህል እንጀራ ነው።

ይህ አዞ በአብዛኛው ጊዜ በደቡብ ክልል በአርባ ምንጭ የሚገኝ የአዞ አይነት ነው እና አፉን ከፍቶ ጸሃይ እየሞቀ ነው ያለ የአዞ ምስል ነው። እና ቆዳዎቹም ለተለያየ ጥቅም ይውላል። ሌዘር ለማምረት ወይም ደግሞ የተለያዩ ነገሮችን ለማምረት።

ይህ የላሊበላ ውቅር አብያተ ክርስቲያን ውስጥ አንዱ የሆነው ከሰባቱ የላሊበላ ውቅር አብያተ ክርስቲያኖች ውስጥ አንዱ የሆነው ሐውልት ነውና ወሎ ማህበረሰብ ውስጥ ይገኛል።

ይህ በጣም የኢትዮጵያ ተወዳጅ የሆነ የሰውነት ቢሻው ምስል ነው። ኢትዮጵያን በአሰልጣኝነት ኢትዮጵያን ብዙ ጊዜ የመሩ የስፖርት ሰው ናቸው። እና የዋሊያዎቹ ባለታሪክም ነው።

ሰሊሆም ማእድ ይባላል። የተለያዩ የምግብ አይነቶች በማቅረብ የሚተወቅ ሲሆን እና ይህ ካፌ በጣም ጥሩ አሪፍ ምግቦችን በማዘጋጀት ይታወቃል። እና የተለያዩ የምግብ አይነቶችን በማዘጋጀት ይታወቃል።

ይህ ምሳር የተለያዩ ጥቅሞች አሉት። እና አንዳንድ ለመፍለጥ እና በስራ በኩል ደግሞ አንዳንድ ለቁፋሮ እና አንዳንዴ ነገሮችን መምታት ወይም ማድማት የሚያስፈልጉ ነገሮችን እንትን ለማለት ነው።

ይህ የፋሲል ግንብ የሆነው ጎንደር አካባቢ የሚገኘው የፋሲል ግንብ ነው። እና አሁን ላይ በአብይ ምክንያት ነጭ ተቀብቷል።

ይህች ትንሽዬ ቤት አብዛኞች የደሀው ማህበረሰብ ቤት ነች። እናም ለመኖሪያነት ወይም አብዛኛው ገጠር አካባቢ ነው እንዲህ አይነት መኖሪያ ቤት ቤት ነው ያሏቸው።